ሙዚቃ : ሙዚቃ እንግዲ መንፈስን ለማደስ የሚያስችል አንድ አስፈላጊ የሆነ መዝናኛ መንገድ ነዉ ማለት ነዉ ።ኢትዮጵያ ዉስጥ ታዋቂ የሆነ ሙዚቀኛ ማንሳት ካስፈለገ ጥላሁን ገሰሰን ማንሳት ይቻላል ማለት ነዉ ምክንያቱም አሁንም ድረስ ዘፈኑ እየተደመጠ ስለሚገኝ ማለት ነዉ ሰወች እኒህን አይነት ሙዚቃወችን ይሰማሉ።

የቤት እቃዎች ከቤት ዕቃዎች ውስጥ አንደኛው አስፈላጊ ነገር እንደ ምሳሌ የምግብ ማብሰያ ብረት ድስት ማማሰያ ነው ማለት ነው ይቻላል ማለት ነው ምንምን ዓይነት የቤት ዕቃ በቤቶች ውስጥ ይገኛል?

ንግድና ግብይት ንግድና ግብይት እንግዲህ አንዱን ማንሳት የምንችለው የዘይት ንግድና ግብይት ነው የዘይት ንግድና ግብይት እንግዲህ ከበፊት ጀምሮ ውድ የሆነና አሁንም ዋጋው ኪስ የተፈታተነ ያለ ንግድ ነው ማለት ነው በጣም አስቸጋሪ ነው ማለት ነው።

ፋሽን ከፋሽን እንግዲህ አሁን አሁን ላይ በጣም እየተዛመተ የሚገኘው የጂንስ ሱሪ ፋሽን የጂንስ ሱሪ ፋሽን በወንዶች ብቻ ሳይገደብ ሴቶችን በብዛት ጥቅም እየተጠቀሙበት የሚገኝ ነገር ሲሆን፤ አሁን ላይ የተወሰነ አለባበስ ጸያፍ ቢሆኑም ነገር ግን በሚያምሩ ነገሮች እየሠሩ ነው። በጣም አስፈላጊ ከሆኑ ልብሶች መካከል ካለ አንዱ ነው።

ፋሽን ከምናቸው ውስጥ አንዱ የሚሆነው የተለያዩ ልብሶች ለብሰን የምናየው የፋሽን አይነት ሲሆን ይህ የፋሽን አይነት ሰዎች ሲናገሩ የልብስ ፋሽን አንደኛው የፋሽን አይነት እንደሆነ ሲያወሩን እንመለከታለን።

ታዋቂ መሪዎች እና አባቶች ከታዋቂ መሪዎች እንግዲህ አንዱ በጣም ታዋቂ የሆኑት ዶናልድ ትራምፕ ናቸው። ዶናልድ ትራምፕ የአሜሪካ መሪ ሲሆን በጣም አወዛጋቢ እና ብዙ ሰዎችን ወደ ማይሆን መንገድ የሚመራ እና ሀገሪቷንም ደግሞ በመጥፎ መንገድ እየሰደደ የሚገኝ ከታዋቂ መሪዎች መካከል አንዱ ነው።

መሰረተ ልማት መሰረተ ልማት እንግዲህ የሰው ልጅ ኖርማሊ የሆነ ኖሮውን ለመቀጠል የሚያስችል የሆነ በመንግስት መሠረት ማለት ነው። መብራትም መወሰን እንችላለን ምንነት መሰረተ ልማት አለው። በርሶውስ አካባቢ ምን አይነት መሰረተ ልማቶች ተዘግተው የገኛሉ?

ታዋቂ መሪዎች ወይንም አባቶች እነዚህ መካከል በጣም ታዋቂ የሆነው ኢትዮጵያ ውስጥ የኢትዮጵያ ጠቅላይ ሚኒስትር አብይ ማንሳት እንችላለን ማለት ነው። ኢትዮጵያ እየመራ የሚገኙ ጠቅላይ ሚኒስት ነው። እርሶስ ምን አይነት መሪ ያቃሉ?

ከመሰረታዊ አገልግሎቶች አንደኛው መጠለያ ነው። መጠለያ ማለት ቆርቆሮ፣ ግድግዳ የመሳሰሉት ያሉት ሰውን ከብርድ፣ ከሙቀትና ከተለያዩ አስፈሪና መጥፎ እንስሳቶች የሚጠብቀን ቤት ወይም ደግሞ መጠለያ ይባላል።

ህግ አስከባሪ ህግ አስከባሪ እንግዲህ ደንድ እና ስርዓቶችን ለማስጠበቅ የሚያስችሉ የህግ አካላቶች ናቸው ማለት ነው። እንደምሳሌነት መንሳት ያስፈለግ የኢዮጵያ መከላካ የተስራ የተመወሳት ያስቸላን ማለት ነው። እንግዲህ ነሱ ሀገራችውን ህግ እና ሥርዓት ለማስጠበቅ እንዲሁም ከተለያዩ ሥጋቶች ለማለመጠበቅ የሚተጉ ሰዎች ናቸው ማለት ነው። እርሶስ ምንዓይነት ህግ አስከባር ያቃሉ?

አትክልትና ፍራፍሬ አትክክልና ፍራፍሬ ውስጥ ማንሳት የምንችለው ፓፓያ ማለት ነው ፓፓያ እንግዲህ ትንሽ ብቻ ነገሮችን የሚያወጣ እና በጁስ መልኩም ሆነ በራሱ የሚበላ በጣም ቆንጆ የሆነና ጥሩ ነገሮች የሚገኝበት ቆንጆ የሆነ አትክልት ነው።

ምግብ ምግብ እንግዲህ የሰው ልጅ በህይወት ለመቀጠል ከሚያስፈልግ መሰረታዊ ነገሮች መካከል አንዱ ነው። እና ኢትዮጵያ ውስጥ በጣም ተወዳጅ እና ታዋቂ የሆነው እንጀራ በወጥ ነው ማለት ነው እና በመላው ኢትዮጵያ ተስፋፍቶ ነው የሚገኘው ማለት ነው። እርሶስ ምን ዓይነት ምግብ ይወዳሉ?

ማሽኖች ከማሽኖች እንግዲህ አንዱ ማንሳት የምንችለው የቡና መፍጫ እና የቡና መቁሊያ ማሽኖችን ማንሳት እችላለን ማለት ነው። አሁን ላይ ምክንያቱ ቡና በግለሰብ ደረጃ ብቻ ሳይሆን ወደ ውጪም ከኢትዮጵያ ወደ ውጪው ወደ ተለያዩ አግሮች ኤክስፖርት እየተደረገ ስለሆነ አስፈላጊ ከሚባሉ ማሽኖች መካካል አንዱ ነው ማለትነው።

ትክልትና ፍራፍሬ ከአትክልትና ማንጎ በጣም ጣፋጭ ሆነና ሰዎች በጣም የሚጠቀሙበት እንዲሁም በብዙ በውስጥ በቀላሉ ብዙ ሰዎች የሚጠቀሙበት የፍራፍ ሬ አይነት ነው።

ቡናቤቶች እና ምግቤቶች እንግዲህ ቡና ቤቶች እንደምሳሌ መማሳካስ ፈለገ ቡና ሚቀረባቸው ቦታዎች ሊሆን ይችላሉ ማለት ነው እና ኢትዮጵያ ውስጥ እንግዲህ ቡና ትወዲ አዥን ጋር እንዲይሆነ ይታወቃል ኢትዮጵያ ውስጥ እንደመገኘት ማለት ነው ስለዚህ ብዙ ቦታዎች ላይ ቡና ቤቶች ይገኛኑ ማለት ነው እርሶስ አካባቢ አሉ አደል

ግብር ኢትዮጵያ ውስጥ በጣም በስፋት እየተተገበረ የሚገኙ ሥራ ዘርፍ ሲሆን ብዙ ገቢን በማስገባት ይታወቃል። እናም ከሚገኙ የግብርና አይነቶችን ካከል ጤፍ በዋነኝነት የሚጠቀስ ሲሆን እርስስ ዚህ ሥራ ላይ ተሰማርተው ይገኘሉ።

ግብር እና ግብረና እንግዲ ኢትዮጵያ ውስጥ በሰፋት እየጠቅምንበት የሚንገኛሉ የገቢ መንጀ ሲሆን እርሻን በማዕረስ እና የተሊያዩ ሰብሎጃን በመዝራት ልክ እንደ ጢፍ ዓይነት ማለት ነው። እናም እነሱ ምርቶችን በማጀድ እና በመረስ የምናገኘው ጥቅም ነው ማለት ነው ። ኢትዮጵያ ውስጥ ይህ ነገር ትንሽ የሚቀረንም ቢሆን ግን አሁንም ድረስ ሰፊ ገቢ በማስገኝት የሚታው ምእርሶስ ምናይነት የግብር እና ትራለች ስማርቶ ይገኘሉ።

መጦከመጠጦች እንግዲህ አንዱ እና ቶያስ በጣም ታዋቂ የሆነ ባህላዊ መጠጠጅን ዋንሳት የምንችል ሲሆን ጠጅ እንግዲህ በጣም ቆንጂ የሆነ ጣፋጭ ከሚባሉ መጠጦች መካከል አንዱ ነው ምክንያቱን በማህር ስለሚሠራ እንዲሁም በተለያዩ ነግሮች ስለሚሠራ ተወዳጅ ከሚባሉ መጠጦች መካከል አንዱ ነው፡፡